ቡናቤቶች በአብዛህኛውን መጠጥ እና መጠጥነክ ነገሮችን የሚሸጥባቸው ቦታዩ ሲሆኑም ለምሳሌ እክል እንደ ቢራ ዊስኪ እና የመሳሰሎትን ሲሸጥበት ምግብ ቤቶች ደግሞ የሰዎች ርሀባቸውን እንዲያስታግሱ የተለያዩ ምግዶች ለምሳሌ እንደ ሽሮ ጥብስን የመሳሰሎትን የሚያቀርብ ነው ማለት